ቤት የምንለዉ ከእንጨት ከቆርቆሮ እንዲሁም ደግሞ ከብሎኬት ከድንጋይ ሊሰራ ይችላል። እና ሰዎቹ ሊያርፉበት የሚችሉ ነገር ታሪመካቸዉን ባህላቸዉን ሊያሳልፉበት ነገር ማለት ነዉ።

ታዋቂ መሪዎች አባቶቻችን ለዛሬዋ እኛ ለመድረስ ደማቸዉን አፍስሰዋል! አጥንታቸዉን ከስክሰዉ አገሬ ብለዉ ያቆዩን አባቶች ናቸዉ። እነሱ ባቆዩልን ነዉ እኛ እየኖርን ያለን።

መዋቢያ ወይም የዉበት መጠበቂያ ከሚባሉት አንዱ ሳሙና ነዉ። ሳሙና የቆሸሹ ነገሮችን የመነቸኩትን ንጥት እንዲሁም ቀለማቸዉን ፍክት ለማድረግ ይጠቅመናል።

ስራ ከሚባሉ ውስጥ አንዱ ሊስትሮ ነው። ሊስትሮ ጫማ መቀባት ማለት ነው እና እለት ከእለት የሚሰሩ ሰወች ናቸው ማለት ነው ሊስትሮ ሰራተኞች።

የቤት ዕቃ ከምንላቸው ውስጥ ለምሳሌ ሳፋ ሰፋ ለመዘፍዘፊያነት ልብስ ለማጠብ እንዲሁም የተለያዩ እቃዎችን ለማጠብ ይጠቅማል የሚሰራውም ከላስቲክ ነው ማለት ነው።

ማህበረሰብ እና ቤተሰብ ውስጥ ለምሳሌ ጎረቤት አለ። ጎረቤት ማለት በደስታም በሀዘንም ከጎን የሚሆንና ብዙ ነገሮችን ሊያስተምረን የሚችልና ብናጣ የምንዋስበት እንደዛ አይነት ሰው ነው።

ቤትና መኖሪያ ቤት የምንለው ዉስጥ ለምሳሌና ቤትና መኖሪያ ቤት የስራ ቦታ ውለን ደግሞ የምናድርበት ጎናችንን የምናሳርፍበት ማለት ነው።

ባህላዊ ህክምና፡- ባህላዊ ህክምና ውስጥ አንዱ ለምሳሌ ወጌሻ ነው ፤ ወጌሻ ሰዎች ወለም ሲላቸው ታሽተው የሚሻላቸው ባህላዊ ህክምና ነው።

ሀይማኖቶች ለምሳሌ የእስልምና ሃይማኖት አለ የራስ የሆነ አስተምሮት ያለው እንዲሁም ደግሞ ቁርአን ህግ ስርአትና ደንብ ያለው ማለት ነው።

ጥበብ እና ባሕል ውስጥ ለምሳሌ የጥምቀት በዓል አከባበር ሊሆን ይችላል ለየት እና ድምቅ ባለ መልኩ እንድናከብር ማለት ከትውልድ ትውልድ ባሻራነት መልኩ እንዲያልፍ ብዙ ነገሮች እንዲሆኑ ሚለፋበት ከትውልድ ትውልድ ሚተላለፍ ነገር ።

ስነ ሕንፃና ግንባታ ለምሳሌ እዚህ ዉስጥ ብሎኬት አለ ብሎኬት ከተለያዩ ነገሮች ማለትም ከጅፕሰም ከሲሚንቶ ከሴራሚክ ከብዙ ነገሮች የሚሰራ ሲሆን ያው ለተለያዩ አገልግልቶች ለሱፐርማርከቶች ለቤት ለተለያዩ አገልግሎቶች ያገለጋል::

መዝናኛ እና መናፈሻ ለምሳሌ መዝናኛ ዉስጥ ጌም ዞን አለ። ጌም ዞን ለህፃናት ለትልቆች ሌላ አለም እንድናይ እና የሆነ ሌላ ተስፋ እንዲኖረን ይረዳናል።

ምግብ ቤቶች የደንበኞችን ፍላጎት ለማሟላት የተለያዩ የአገልግሎት ዓይነቶችን እንደ መቀመጫ፣ መውሰድና ማድረስ ያቀርባሉ።

ዜና የምንለው ለጋዜጠኞች ሙያ ሲሆን ለማህበረሰቡ ደግሞ ትኩስ መረጃዎችን እንዲሁም የተለያዩ ምርቶቹን ሊሆኑ ይችላሉ ወቅታዊ ሁነቶች የሚናገሩበት ማለት ነው።

ታዋቂ መሪ አባቶቻችን የምንላቸው አሉ ። ታዋቂ መሪ አባቶቻችን ውስጥ ምሳሌ አርበኞች አሉ ። ያው ደማቸውን አፍሰው ፣ አጥንታቸውን ከስክሰው ለዛሬዋ ሀገራችን ያበቁ ማለት ነው ።

ዜና የምንለው ትኩስ መረጃ የተለያዩ አንኳር ነጥቦች እንዲሁም ማለተም ስብሰባም ይኑር ምንም ይኑር ወቅታዊ ሁኒታዎችን በተመለከተ የምን ሰማበት እንዲሁም የሚነገርበት ነው ማለት ነው።

መዋቢያ የውበት መጠበቂያዎች ውስጥ ለምሳሌ የፀጉር ቅባት አለ። የፀጉር ቅባት ማለት ደግሞ ፀጉራችን እንዳይጎዳ እንዳይበጣጠስ እንዲሁም አእምሮበት እንዲታይ ይረዳናል።

ቤተሰብና ማህበረሰብ ውስጥ ለምሳሌ፡- ቤተሰብ እናትና አባትም ብንወስድ ማለትም እንድናድግ ከፍተኛ ደረጃ ላይ እንድንደርስ የጣሩልን፥ ለነጋችን ዛሬ ተቆርቁረው ያሳደጉን ማለት ነው።

ልዩ ልዩ መሣሪያዎች ለምሳሌ ጦር መሣሪያዎች አሉ። ጦር መሳሪያዎች ህዝብን ከጠላት ለመጠበቅ እንዲሁም ለራስ ደንነት ለተለያዩ አላማዎች ይውላል።

ቤትና መኖሪያ ቤት ውስጥ ለምሳሌ መኖሪያ ቤት ማለት መስሪያ ቦታ ያልሆነ ስራ ቦታ ውልን መጠን ደምናፍበት ልጆችን የምናሳድግበት ታሪክ ምንዘከርበት እንዲሁም ጎረቤት የምንጠራበት።

ዜና ምንለው የዕለት ተዕለት ክንውኖችን እንዲሁም የተለያዩ ወቅታዊና አዳዲስ መረጃዎች የሚቀርቡበት መድረክ ነው።

ታዋቂ መሪ ብዙ አባቶቻችን ማለት ለምሳሌ የበፊት ነገስታት እና መኳንንት ሊሆኑ ይችላሉ። የእነሱን ለአገራችን ማለት ትልቅ ክብር የነበራቸዉ የእነሱን ወኔ ይዘን እንድንከተል ያደረጉን አቄቶቻችን ናቸዉ።

ጫማወች ውስጥ ለምሳሌ ነጠላ ጫማን ብንወስድ ነጠላ ጫማ ቤት ውስጥ ስንሆን እንዲሁም ልብስ ስናጥብ ምሳ ስንሰራ ሻወር ስንወስድ እንገለገልበታለን እና ከ ላስቲክ ወይም ከ ኪቶሊሰራ ይችላል ።

ትምህርት ውስጥ ለምሳሌ የአብነት ትምህርት አለ የአብነት ትምህርት የምንለው የኦርቶዶክስ ተዋህዶ እምነት የቄስ ተማሪዎች ትምህርት ማለት ነው የራሱ የሆነ አስተምሮ ስርአት አለው ::

መዋቢያ ወይም የውበት መጠበቂያዎች ውስጥ አንዱ የፀጉር ቅባት ነው ፤ የፀጉር ቅባት ፀጉራችን እንዲለሰልስ እና አምሮበት እንዲታይ ያደርጋል።

ማስታወቂያ ለምሳሌ የስራ ማስታወቂያ ሊሆን ይችላል። ድርጅቱ ያን የስራ ማስታወቂያ ሲያወጣ ሰዎችን በቀላሉ ማግኘት ይችላል። እንዲሁም ማስገባትም ጭምር ሰዎቹም ደግሞ ያን ማስታወቂያ አይተዉ በቀላሉ ወደ ስራ ሊገቡ ይችላሉ ማለት ነዉ።

ማስጌጥ አሁን ለምሳሌ የቤት ዲኮር ሊሆን ይችላል። የቤት ዲኮራዎቹ ቤቱ ሲዘጋጅ ለፕሮግራም ሊሆን ይችላል ለየት የአለ እንዲሆን ደማቅ እንዲሆን ያደርገዋል።

ለምሳሌ ኦርቶዶክስን ብንወስድ የራሱ የሆነ የአስተምህሮ ስርአት ያለው የራሱ የሆነ መጽሐፍ ቅዱስ ደንብ ስርዓት እንዲሁም የተለያየ የራሱ የሆነ ተከታዮች ያሉት ማለት ነው።

ጥበብና ባህል ውስጥ ለምሳሌ ብንወስድ የእደጥበብ ስራዎችን ውስጥ ሽመናን የተለያዩ አልባሳቶች ነጠላዎችን ከጥጥ ይሠሩልናል ማለት ነው።

እፅዋት ውስጥ ለምሳሌ ባህር ዛፍን ብንወስድ ባህር ዛፍ ለቤት መስሪያነት ፥ ለማገዶነት እንዲሁም ለተለያዩ ነገሮች የሚጠቅም ዛፍ ነው።

መጓጓዣ እና ተሽከርካሪዎች በጣም አስፈላጊ ናቸው። በጣም ጠቃሚ ነገሮችም ናቸው። ነገሮችን ቁሳቁሶችን ከሆነ ከቦታ ወደ ቦታ ለማጓጓዝ ፤ ሰዎቹን ወደ ሚፈለጉት አቅጣጫ እንዲሄዱ ይጠቅመናል ማለት ነው።

እፅዋት የምንላቸዉ ለምሳሌ ግራቪሊያ አለ። ግራቪሊያ ለምድን ነዉ ብንል ለማገዶነት ይጠቅማል። የአየር ለዉጥ ለምድረ በዳዎች ያገለግለናል። እንዲሁም ደግሞ ተሸንሸሸኖ ለጣዉላ ያገለግለናል ማለት ነዉ።

ባህላዊ ህክምና ከሚባሉት ዉስጥ አንዱ የቡዳ መድኃኒት አለ። የቡዳ መድኃኒት ማለት ሰዎቹ ቡዳ ሲበላቸዉ የሚወስዱት የሚምጡት መድኃኒት ማለት ነዉ።

የሱፐር ማርኬት ምርቶች ለምሳሌ አሻንጉሊት አለ አሻንጉሊት ለህፃናት የደስታቸው ምንጭ እንዲሆኑ እንዲሁም ደግሞ እንዲጫወቱባቸው ሰዎቹ የሚገዟቸው ምርቶች ናቸው ።

መጓጓዣ እና ተሽከርካሪዎች ውስጥ ለምሳሌ ዴቼ አለች ዲቼ እቃዎችን ከተለያዩ ቦታዎች ለማድረስ እንዲሁም ከብቶችን ከአንድ ቦታ ወደ አንድ ቦታ ለማንቀሳቀስ ትጠቅማለች።

ስደት ማለት ከአንድ ሀገር ወይም አካባቢ ወደ ሌላ ቦታ በቋሚነት ወይም ለረጅም ጊዜ ለመኖር መሄድ ማለት ነው።

ስነህንፃ እና ግንባታ አለ ።ለምሳሌ ትምህርት ቤቶች ግንባታ ብንወስድ ግንባታው በተለያዩ ነገሮች ይሰራል። በብሎኬት ሊሆን ይችላል ፣ በእንጨት ምናምን ሊሆን ይችላል። ማለት ለተለየ ተቋም ያገለግላል ማለት ነዉ።

ግብርና የምንለው ውስጥ የግብርና ባለሙያዎች አሉ:: የግብርና ባለሙያዎች እራሱን የቻለ የሙያ ዘርፍ ሲሆን ማለት መንግት የሚያመጣቸውን በጀቶች ወደ ለህዝቡ የሚያደርሱ በህዝቡ ዘንድ ያለውን ነገር የሚያጣጥሙ ናቸው ::

የጥበብ ዓይነቶች እንደ ሥዕል፣ ቅርፃቅርፅ፣ ሙዚቃ፣ ትያትርና ስነ-ጽሑፍ የተለያዩ የመግለጫ መንገዶችን ያካትታሉ።

መጓጓዣና ተሽከርካሪዎች መካከል ለምሳሌ ባጃጅ አለ ባጃጅ ከቦታ ቦታ ሰዎችንና እቃዎችን ለማጓጓዝ ይጠቅማል። ባጃጅ ለመሽከረክረው ደግሞ ልክ እንደ ቢዝነስ አማራጭ ሆኖ ያገለግላል።

ማስጌጥ የምንለው ነገር አለ ለምሳሌ የሜካፕ ስራ አለ የሜካፕ ስራ ሰዎች ማለት ለየት እንዲሉ ውብና ቆንጆ እንዲሆኑ ወይም ደግሞ ከበፊቱ የተሻሉ እንዲሆኑና ለሰዎች እይታ ውብ እንደሆኑ ያደርጋል።

የቢሮ ወንበሮች የጀርባ ድጋፍ የሚሰጡና ለረጅም ሰዓታት ለመሥራት ምቹ እንዲሆኑ ተደርገው የተሰሩ ናቸው።

መጽሃፍት መፅሔትና ጋዜጣዎች ለምሳሌ የቤተ ክርስቲያን መጻፍት። የቤተክርስቲያን መጻፍቶች ስለ ቤተክርስቲያኑ አወቃቀር፣ ቅድመ አመጣጥ፣ ማለት ስለ እምነቱ ጉዳይ፣ ብዙ ነገሮችን ይይዛሉ።

ጫማ ውስጥ ለምሳሌ ሽፍን ጫማ አለ:: ሽፍን ጫማ ብርድን ነፍሳቶች እንዳይነክሱን ለመከላከል እንዲሁም ደግሞ ለተለያዩ ስራዎች ያገለግላል ለምሳሌ ያክል ኳስ ተጫዋቾች ኳስ ለመጫወት ::

ከህግ አስከባሪ ውስጥ ለምሳሌ ፖሊስ አለ። ፖሊስ የተለያዩ ምርመራዎችን ለማካሄድ ፣ወንጀልን ደግሞ ወደ ህግ ለማቅረብ ደፋ ቀና ብሎ የሚሠራ ነው።

ጥበብ እና ባህል ዉስጥ ለምሳሌ የመስቀል በዓል አከባበር ሊሆን ይችላል። እሱም ሰዎቹ እንደ የአካባቢያቸዉ በተለየና እና በደመቀ ሁኔታ እርስ በርስ ተጠራርተዉ የሚያከብሩት ነዉ።

ማሺኖች ውስጥ ለምሳሌ ላውንደሪ አለ። ላውንደሪ ለብዙ ብዙ ሰዓት ሳንፈጅ ትንሽ ሰዓታት ብዙ ልብሶችን እንድናጠብ እሚረዳን ነው። ለእነርሱም ደግሞ ለሚሰሩት እንደ ቢዝነስ አማራጭ ሆኖ ያገለግላለሁ።

ቱሪዝም፣ ጉዞና ስደት፦ ቱሪዝም ምንለው ከሆነቦታ መተው የሆነን ቦታ ሰዋቹ ሲጎበኙት, በዛላይ የውቀት ምንጭም የደስታ ምንጭም ሊሆን ይችላል። ለቱሪዝሙ ደግሞ ልክ እንደ ቢዝነስ አማራጭ ሆኖ ያገለግላል።

ስራ የምንለው የተለየ ክህሎት የማይጠይቅ ነገር ነው ። ለምሳሌ የሱቅ ስራ አለ ። እሱም ማለት ሂሳብ መስራት እስከቻልን ድረስ መስራት የምንችለው ነገር ነው ማለት ነው ። የተለየ ክህሎት የማይጠይቅ ነው ።

የፅፈት መሳሪያዎች ውስጥ ለምሳሌ ያክል እርሳስ ብንወስድ የተለያዩ ንድፎች እና ዲዛይኖችን ዲዛይን ለማድረግ ለመፃፍ እንዲሁም በቃ የተለያዩ ነገሮችን ለመንደፍ እና ለማስተካከል ይጠቅመናል።

ንግድና ግብይት ውስጥ ለምሳሌ ሱፐር ማርኬቶች አሉ ሱፐርማርኬቶች ሰዎች የሚፈልጓቸውን ነገሮች ሄደው ይገዛሉ እነሱ ደግሞ ይሸጡላቸዋል ስለዚህ በሁለቶች መካከል መግባባት አለ ማለት ነው።

ንግድና ግብይት የምንለው ሻጭ እና በገዢ መካከል ያለ የገበያ መስተጋብር በሁለቶች መካከል የሚደረግ ግንኙነት ማለት ነው።

የቤት እቃዎች ዉስጥ ለምሳሌ ሳፋ አለ። ሳፋ ለመዘፍዘፊያነት ለልብስ ማጠቢያ ለእቃ ማጠቢያ እንጠቀምበታለን። ከብረት እንዲሁም ከጎማ ይሰራል ማለት ነው።

ማስታወቂያ ለምሳሌ የአፋልጉኝ ማስታወቂያ ሊሆን ይችላል ሰዎቹ በድንገት ሲጠፉ ቤተሰቦቻቸው እና ዘመዶቻቸው ያህን ሰው ለመፈለግ በእየቦታው ማስታወቂያ ይለጥፋሉ ።

ሙዚቃ ውስጥ ለምሳሌ ባህላዊ ሙዚቃ ያለፉ ነገሮቻችን ባህሎቻችን ወጎ ትርፋቶች ብዙ ነገሮቻችን የረሳናቸው ነገሮቻችን እንድናስታውስ እና ማለት እንዴት ማስቀጠል እንዳለብን ይጠቁሙናልም ይነግሩናል ::

ማስጌጥ ለምሳሌ፦ የመኪና ድኮር ሊሆን ይችላል። የመኪና ድኮሮች በተለያዩ፥ የሆነ ዝግጅት ሲኖር፤ የሰርግ የሚሰሩ ናቸው። መኪናዎቹ ቆንጆ ሆነው እንድታዩ ይረዳሉ።

ሃይማኖት ውስጥ ለምሳሌ ኦርቶዶክስ አለ የራሱ የሆነ አስተምህሮ ስርአት ያለው እንድሁም የራሱ የሆነ መጽሐፍ ቅዱስ የሃይማኖት አባቶች አሉት ማለት ነው።

ፋሽን ውስጥ ለምሳሌ የልብስ ፋሽን አለ የልብስ ፋሽን ማለት አዳዲስ ምርቶቹን በወቅቱ እያሳወቀ እና እንዲሁም ደግሞ ለተመልካቾች ውብ አድርገው ያቀርቡና ለገበያቸው ፈጣን ይሆንላችዋል ማለት ነው ::

ማስጌጥ ብዙ ጊዜ ሜካፕ ስራ ሊሆን ይችላል ልይት ፍክት ድምቅ ብለው እንድታዩ ይረዳል

ከስፖርት ውስጥ ለምሳሌ እግር ኳስ አለ። እግር ኳስ እራሳችሁን እዲጠነክሩ የሚረዳ ስፖርት ነው። ከዚህም አልፎ ተርፎ ለሰዎች የመዝናኛ ምንጭ ይሆናል። እንዲሁም የቢዝነስ አማራጭ ይሆናል።

ከአትክልትና ፍራፍሬዎች መካከል አንዱ አቮካዶ አለ አቮካዶ ቀጥቅጠን በስኳር በመጠቀም ወይም ደግሞ ጁስ አድርገን እንጠቀምበትአለን አቮካዶ ለጤና በጣም ጠቃሚ ፍራፍሬ ነው።

ጉዞ፣ ቱሪዝም እና ስደት፤ ስደትን ለምሳሌ ብናይ ስደት ማለት በተለያዩ ምክንያቶች ሰዎች በተፈጥሮም፣ በሰው ሰራሽም አደጋ ሊሆን ይችላል ቦታቸውን ተተው ወደሌላ ቦታ ተፈናቅለው ሲሄዱ ማለት ነው።

ማስጌጥ ለምሳሌ የቤት ዲኮር ሊሆን ይችላል ዲኮር ለፕሮግራም ምናምን የሚዘጋጅ ሲሆን ውበት ያለው የተለዬ እና ማራኪ የሆነ ቤት እንዲሆን ይረዳል ማለት ነው።

ማህበረሰብና ቤተሰብ። ለምሳሌ የአካባቢውን ማህበረሰብ ብንወስድ በችግር፣ በደስታ ጊዜ ተካፋይ እንዲሁም ተቆርቋሪ። ለኛም እንደወጉ ባህል ወግ ትሩፋቱን አስተማሪ፣ ለወደፊት የሚጠቅመንን ነጋሪ ናቸው።

ግብርና የምንለው አርሶ አደሮች በዓመት አንድ ጊዜ ሊሆን ይችላል ወይም ሁለቴ ሊሆን ይችላል የተለያዩ ግብዐቶችን በመጠቀም አዝዕርቶችን የሚያምረቱበት ሂደት ማለት ነው።

ማህበረሰብ እና ቤተሰብ ውስጥ ለምሳሌ ማህበረሰብ ውስጥ ያው ወግ፣ ባህል፣ ትሩፋት ብዙ ነገሮችን ምንማርባቸው ማለት ናቸው።

ጉዞ፣ ቱሪዝም እና ስደት ሁሉዎችም ከአንድ ቦታ ወደ አንድ ቦታ መንቀሳቀስ ቢሆንም የሚለያቸው ነገሮች ደግሞ አሉ። ጉዞ ለምሳሌ ጉዞ ከሆነ ቦታ ወደ ሆነ ቦታ መድረስ ነው። ቱሪዝም ደግሞ ለጉብኝት ምናም መሔድ ነው። ስደት ደግሞ ያው ሰዎቹ ወደ ማይፈልጉበት ቦታ እሚሔዱበት ነው።

ጥበብና ባህል ከምንላቸው ውስጥ ለምሳሌ በዓል የጥምቀት በዓል አከባበር ሊሆን ይችላል። የጥምቀት አከባበር ድምቅና ለየት ያለ ማለት ለየት ያለ የሚያከብሩበት ወግ ነው ባህል የምንለው።

መሠረታዊ አገልግሎቶች ውስጥ አንዱ ጤና ተቋም ነው። ጤና ተቋም ማለት የጤና ሁኔታ የተረጋገጠ እንዲሆን እና ሲታመሙ እንዲደርሱላቸው የሚያግዝ ነው።

ስራ ውስጥ ለምሳሌ የግብርና ስራ ሊሆን ይችላል ።ሰዎች ወቅቱን ጠብቀው አዝዕርቶቹን የሚያመርቱበት ስራ ነው። እሱም በቃ የተለያዩ ነገሮችን እንደስንዴ በቆሎ የተለያዩ ነገሮችን ያመርታሉ።

መጽሃፍትና መጽሄት ጋዜጦች እንዲሁም ጋዜጦች ከምንላቸው ለምሳሌ በራሪ ወረቀቶች አሉ። በራሪ ወረቀቶች አዳዲስና ወቅታዊ አንኳር የሆኑ መረጃዎችን የሚይዙ ወረቀቶች ናቸው እና ለሰዎቹ የመረጃ ምንጭ ናቸው።

መሰረተ ልማት ዉስጥ አንዱ መንገድ ነው መንገድ ከተለያዩ ቦታዎች እንድንደርስ ማለት አደጋ ብዙ እንዳይከሰት አሽከርካሪዎቹ በስርአት እንዲያሽከረከሩ ይረዳል።

መጽሐፍት መጽሄት እና ጋዜጦች ውስጥ ለምሳሌ በራሪ ጋዜጦች አሉ። በራሪ ጋዜጦች የምንላቸው እነሱ ማለት ምን እየተደረገ እንዳለና የዕለት ከለት አዳዲስና ወቅታዊ መረጃዎችን እንድናውቅ ይረዱናል ማለት ነው።

ግብርና የምንለው አርሶ አደሮቹ በዓመት አንዴ አንዴ ሳይሆን ሁለቴ አዝዕርቶቹ የሚያመርቱበት ሂደት ማለት ነው ።ይህ ዘመናዊ መሣሪያዎችን በመጠቀም ሊሆን ይችላል በባህላዊም ሊሆን ይችላል ።

ጉዞ ቱሪዝም እና ስደት ከምንላቸዉ ለምሳሌ ስደትን ብናየዉ ስደት በተለያዩ በሰዉ ሰራሽ ፣ በተፈጥሮ አደጋዎች ሊሆን ይችላል። ሰዎቹ ከአንድ ቦታ ወደ ሌላ ቦታ የመፍለስ ወይም የመሄድ ሂደት ነዉ ማለት ነዉ።

ጥበብ እና ባህል ውስጥ ለምሳሌ የጥጥ ስራ አለ ። እሱም የተለያዩ ሸክላዎችን እንደ ምጣድ የእንጀራ መጋገሪያዎችን ፣ እንደጀበና ቡና ማፌያነት እንዲሁም የውሃ መያዣ ማዲንጋዎችን የተለያዩ ነገሮችን ይሰራሉ ።

ትምህርት ውስጥ ለምሳሌ የቄስ ትምህርት አለ። ልክ ያን እምነት ለማስቀጠል ስለዛ እምነት የሚያጠኑት ነገር ነው። እሱም ታሪኩ እንድቀጥል ይረዳል።

ማስታወቂያ ለምሳሌ የኮስሞቲክስ ማስታአወቂያ ሊሆን ይችላል ስለዛ ኮስሞቲክስ ያለውን ሁኔታ ዋጋውን እንዲሁም አይነቱን ማስረዳት ሲሆን ሰዎቹ ያን በማየት ተደራሽነቱ ሰፋ እንዲል ያደርጋል።

ንግድና ግብይት የምንለው ንግድና ግብይት ማለት ነጋዴው አለ ከዛ ደግሞ የሚገዙት ደንበኞች አሉ በሁለቱ መካከል የሚደረግ ነጋዴው ለገዥዎች ያቀርባል ። ገዝዎቹ ደግሞ ነጋዴውን ይገዙታል ። ከዛ በሁለቱ መካከል ያለው ትስስር ነው

ከስፖርት ውስጥ ለምሳሌ እሩጫ ብኖሰድ ለአቋማቸው እንዲሁም ደግሞ እራሳቸውን ከተለያዩ በሽታዎች ለመከላከል ያገለግላሉ አልፎ ተርፎም ሃገርን ለማስጠራትና የቢዝነስ አማራጭ በመሆኑም ያገለግላሉ።

የጥበብ እና ባህል ውስጥ ለምሳሌ ያክል የእደ ጥበብ ሰራተኞች ከእነሱ ውስጥ በተለምዶ ቀጥቃጭ እያልን የምንጠራው የተለያዩ የጦር መሳሪያዎቹን ካራዎቺን መጥረቢያ ማረሻ ይሰራሉ ማለት ነው።

ጥበብና ባህል ከምንለው ውስጥ ለምሳሌ የዕደጥበብ ሰራተኞች አሉ በተለምዶ ፋቂ የምንላቸው ቆዳ በመፋቅ እንዲሁም የተለያዩ ነገሮችን ይሰራሉ ለምሳሌ የህልም መያዣነት ያገለግላል።

ማስጌጥ ማለት ማሳመር ማለት ነው። ለምሳሌ ሜካፕ ስራን ብንወስድ ድምቅ ፍክት ለየት ብለን እንድንታይ ይረዳል።

መጓጓዣ እና ተሽከርካሪዎች ዉስጥ ለምሳሌ ታክሲን ብንወስድ ታክሲ ሰዎችን እቃዎች ከቦታ ቦታ ለማጓጓዝ ይጠቅመናል ማለት ነው።

ጥበብና ባህል የምንለዉ ለምሳሌ ባህል የምንለዉ አለ። ወግ እንዲሁም ማለት የጥምቀት አከባበር ሊሆን ይችላል ሰዎቹ የሚያደርጉት ነገር ማለት ነዉ።

መዋቢያ ወይም የውበት መጠበቂያ ከምንላቸው ውስጥ አንዱ ሎሽን ነው ሰውነታችንን ለስላሳ ማራኪ እንዲሁም ለይታ የሆነና አብቅራቂ እንዲሆን ይረዳናል።

ተፈጥሮ እና አካባቢዎቹ አካባቢ ውስጥ ለምሳሌ የአዕዋፋትን ብንወድ፤ አዕዋፋት የራሳቸው የሆነ ዝማሬ ያላቸው ፣ እርስ በራሳችሁም የገቡበት ቋንቋ ያላቸው፣ እንዲሁም የራሳቸው የሆነ የአመጋገብ ስታይል ያላቸው ፣ እንዲሁም መራባት የሚችሉ ናቸው።

ፖለቲካ የምንለው በግል ወይም በማህበር ሊሆን ይችላል ተደራጅተው ሰዎቹ የሆነ አጀንዳ ነገር ኑሯቸው ስለዛ ነገር የሚወከሉበት ወይም የሚናገሩበት መድረክ ነው።

መጓጓዣና ተሽከርካሪዎች ለምሳሌ ባጃጅ አለ ባጃጅ ለሚሰራው ሰው እንደገቢ ምንጭ ሆኖ ያገለግለዋል ።ለሰዎቹ ደግሞ ከቦታ ቦታ በፍጥነት ለመድረስ ያገለግላል።

ታዋቂ መሪ አባቶቻችን ከሚባሉት ውስጥ ለምሳሌ የድሮ አርበኛ እናቶቻችን ከመዋጋትም አልፎ ተርፎ ምግብ ዝግጅት ላይ ይሳተፉ ነበር።

መጠጦች ውስጥ ለምሳሌ ለስላሳ መጠጦች አሉ ከልጅ እስከዋቂ ከጤነኛ እስከታማሚዎች ሁሉም የሚጠጡት መጠጥ ነው ማለት ነው የጎንዮሽ ጉዳት ሊኖራቸው የሚችሉ ናቸው።

የቤት እኔ የቢሮ እቃዎች ከምንላቸዉ ዉስጥ ለምሳሌ ወንበር አለ። ወንበር ከብረት ከጣዉላ ሊሰራ ይችላል። እሱም ለመቀመጫነት ያገለግላል ማለት ነዉ።

ሙዚቃ ውስጥ ለምሳሌ ባህላዊ ሙዚቃ አለ ባህላዊ ሙዚቃ ማለት ዘመን ተሻጋሪ ሙዚቃዎች ናቸዉ ባህል ወግ ትሩፋት ከዘመን ዘመን የሚያሸጋግሩ ሙዚቃዎች ናቸው።

ቡና ቤቶችና ምግብ ቤቶች የምንላቸው ቡናዎችን ምግቦችን የተለያዩ ምግቦችን የሚሰሩና ለደበኞቻቸው ላለማስከፋት ትዛዝ የሚጠብቁ ናቸው። ደንበኞቻቸውን የሚጠቀሙትን ማለት ነው።

ተፈጥሮና አካባቢ ከሚባሉት ውስጥ አንዱ ጋራ ሸንተረር የምንለው ጋራ ሸንተረር የትንንሽ ነፍሳት መኖሪያ ቦታ ነው። ከዚያ ደግሞ አልፎ ተርፎ ለኛ ለእይታ ማራኪ ቦታ ነው።

ሃይማኖት ውስጥ ለምሳሌ የክርስትና ሃይማኖት አለ በሚያስተምሩበት መሠረት መጀመሪያ ያለው ማለት ነው።

ጥበብና ባህል ውስጥ ለምሳሌ ቀጥቃጭ። ቀጥቃጭ ብረታ ብረት ሠሪዎች ማለት ነው። እነሱም ብቅ ከብረት የተለያዩ ነገሮችን ብዙ የጦር መሳሪያዎችን ካራ ፣ጭልፋ ፣ማረሻ ፣ወገል በጣም ብዙ ነገሮችን ይሠራሉ።

ስፖርት ዉስጥ ለምሳሌ እግር ኳስ አለ። እግር ኳስ ለአካል እንቅስቃሴ ጥንካሬ ይረዳን። እንዲሁም ደግሞ እኛ እያየን እንድንደሰት የደስታ ምንጭ እንዲሆን ያደርጋል። ለእነሱም ደግሞ ልክ እንደ ቢዝነስ የቢዝነስ አማራጭ በመሆን ያገለግላል።

ከጽሕፈት መሳሪያዎች ውስጥ አንዱ እርሳስ ነው። እርሳስን ለተለያዩ ጥቅሞች ይውላል፦ ስእሎችን ለመሳል፥ ንድፍ ለመንደፍ ያገለግለናል። መጥፋቱ ደግሞ ጠፍቶ እንደገና መሳሉ ደግሞ በጣም አሪፍ ነው።

ጌጣጌጦች ውስጥ ለምሳሌ ብራስሌት አለ። ብራስሌት ከብር፣ ከወርቅ ፣ ከ ነሐስ ፣ከአልማዝ ከተለያዩ ነገሮች ሊሰሩ ይችላሉ ፤ እናም ሰዎች ለማጌጥ ይጠቀሙበታል።

ንግድና ግብይት ውስጥ ለምሳሌ ሱቅን ብንወስድ ባለሱቁ የተለያዩ ነገሮችን የሰው ልጅ አማራጮችን ነገር በማምጣት የቢዝነስ አማራጭ ሲያደርገው ሰዎች ደግሞ የፈለጉትን ነገር ሂደው ይገዛሉ ማለት ነው።

ጉዞ ቱሪዝምና ስደት ለምሳሌ በስደት የሚኖር ሰው በተለያዩ ሰው ሰራሽና ተፈጥሮ አደጋዎች ሊሆን ይችላል ሰዎች ከአንድ ቦታ ወደሌላ ቦታ ሲፈልሱ ተሰደው ሲሄዱ ማለት ነው።

ለምሳሌ አሻንጉሊት አሉ ለህጻናት መጫዎቻነት ደስ እንድላቸው ለዛ ለዛ ይጠቀሙበታል እና አሻንጉሊት በጣም ጥሩ ነገር ነው።

ቤትና መኖራያ ቤት፡-ቤትና መኖራያ ቤት ማለት ከእንጨት፣ ከብሎኬት ከብዙ ነገሮች ሊሰራ ይችላል። እሱም ሰዎች የእለት ከእለት እንቅስቃሴያቸውን አድርገው ተመልሰው መተው ሚገቡበት፣ ሚያድሩበትማለት ነው።

ልዩ ልዩ መሳሪያዎች ከምንላቸው ለምሳሌ የጦር መሳሪያዎች አሉ። የጦር መሳሪያዎች ወታደሮች ሀገራቸውን ከጠላት ከወረራ ለመጠበቅ እንዲሁም እራሳቸውን ከጠላት ለመከላከል ይጠቀሙበታል።

ተፈጥሮና አካባቢዋ ለምሳሌ እጽዋትን ብንወስድ ለሰው ልጆች በጣም ብዙ ነገሮች ይጠቅማሉ። የአየር ንብረት ለውጥ እንዳይመጣ ለአየር ንብረቱ እንዲሁም ደሞ ለእንስሳቶቹ መጠለያነትና ለምግብነት በመሆን ያገለግላሉ።

መዋቢያ ወይም ደግሞ የዉበት መጠበቂያ ከምንላቸዉ ዉስጥ አንዱ ሳሙና ነዉ። ሳሙና ማለት የቆሸሹ ነገሮችን የመነቸኩትን እንዲሁም ቅባት ያላቸዉን ነገሮች ንጥት ለማድረግ እና ፍክት ለማድረግ ይጠቅማል።

ባንድራና መለያ ለምሳሌ፦ የኢትዮጵያን ሰንደቅ አላማ ብንወስድ የኢትዮጵያን ሰንደቅ አላማ የማህበረሰቡ የብሄር ብሄረሰቦችና ህዝቦች ውክልና የአንድነታቸው ተምሳሌት ነው።

መዝናኛ እና መናፈሻ ውስጥ ለምሳሌ የአትክልት ቦታ አለ ። የአትክልት ቦታ ሰዎች ለማጥናት ፣ ራሳቸውን ለማዳመጥ ፣ ሀሳባቸውን ሰብስበው ብዙ ነገሮችን ለማሰብ እንዲሁም ራሳቸውን " ሪፍሬሽ " ለማድረግ ይጠቀሙበታል ።

የቤትና የዱር እንስሳት ውስጥ ለምሳሌ ውሻን ብንወስድ ውሻ የቤት እንስሳ ሲሆን ታማኝ እንዲሁም ከባለቤቱ ጋር መግባባት የሚችል እንስሳ ነው ።

ከመሰረተ ልማቶች ውስጥ አንዱ ትምህርት ቤት ነው ካለምንም ነገር ገብተን እውቀትን የምንቀስምበት ማለት ነው ትልቅ ደረጃ ነው እ ምንደርስበት ማለት ነው።

ስፖርት ውስጥ ለምሳሌ ሩጫ ለሰውነታችን ጥንካሬ ይረዳል እንዲሁም ደግሞ ይህ ለእይታም ደግሞ እንድንደሰት ያደርጋናል ለሃገር መጠሪያም ይሆናል።

ምግብ። ከምግብ ውስጥ ለምሳሌ እንጀራ በሽሮን ብንወስድ እንጀራ ልክ እንደ የአካባቢው ከማሽላ፣ ከዳጉሳ ፣ከጤፍ ከተለያዩ ነገሮች የሚዘጋጅ ሲሆን እሱም ለሰውነታችን ሃይል እና ሙቀትን ይሰጣል ማለት ነው።

ቡና ቤቶችና ምግብ ቤቶች የምንላቸው ለሰዎቹ ፍላጐት የሚሰሩ ለደንበኞቻቸው ሰዎቹም ደግሞ እዛው ገብተው የፈለጉትን የሚያገኙበት ማለት ነው።

ጉዞ ቱሪዝም እና ስደት ላይ ቱሪዝንም ብናይ ቱሪዝም ማለት ከሆነ ቦታ ሰዎቹ ሌላ ቦታ ያሉ ሰዎች መጎብኘት ወይም ታሪካዊ ቦታ ሊሆን ይችላል ሰው ሰራሽ ሊሆን ይችላል ያንን ቦታ ለማየት የሚመጡ ማለት ነው።

ቤት መሃበረሰብና ቤተሰብ እምንለው ውስጥ ለምሳሌ ቤተሰብን ብንወስድ ዛሬ ለመድረሳችን እንድናድግ ብዙ ለፍተው ኮትኩተው እንዲሁም በስነ ምግባር አሳድገው ለዛሬዋ ቀን ለመድረሳችን ምክንያት የሆኑን ናቸው።

የፅህፈት መሣሪያዎች ለምሳሌ እስክብሪቶ ብንወስድ እስክብሪቶ በትምህርት እንዲሁም በተለያዩ መስሪያ ቤቶች በየሔድንበት ላይ ለመፃፍ የሚያገለግለን ።

ጫማዎች ውስጥ ለምሳሌ ታኬታ ጫማ አለ ።ታኬታ ጫማ ለምሳሌ በጎማ ሊሰራ ይችላል። በፕላስቲክ ማለት ነው ።እና ኳስ መጫወቻነት ብዙ ሰዓት ይጠቀሙታል።

መዋቢያ እና ውበት መጠበቂያ ለምሳሌ ቻፒስቲክ አለ። ቻፒስቲክ ማለት ጥቁር ከንፈር ካለን ምቹ እና ፍክት ብሎ ከሰዎች ፊት አምሮብን እንድንታይ የሚያደርግ ነው።

ቤት እና መኖሪያ ቤት ማለት በቃ ባህል የምናከብርበት ጎረቤት የምንጠራበት ልጅ ተወልዶ ክርስትና የሚነሳበት ስራ ዉለን ሲደክመን መጥተን የምናርፍበት የምናድርበት የምናርፍበት ማለት ነው ቤት።

ከቤት እቃዎች ውስጥ ለምሳሌ ጠረጴዛ አለ ፤ የተለያዩ ነገሮችን ለማስቀመጥ እንዲሁም ስንጽፍ ለማስደገፊያነት እንጠቀምበታለን ማለት ነው። እንዲሁም የተለያዩ ነገሮችንና አድርግበታለን።

ከአትክልት እና ፍራፍሬ ውስጥ አንዱ አቮካዶ ነው። አቮካዶ ዝም ብሎ ተቀብቶ ይበላል፣ በጁስ መልኩ ይዘጋጃል እና አቮካዶ በጣም ጠቃሚ ፍራፍሬ ነው። ለሰውልጅም ደሞ የቢዝነስ አማራጭ ነው፤ በመሸጥ።

ጥበብና ባህል ከምንላቸዉ ዉስጥ ለምሳሌ የእደ ጥበብ ስራዎች አሉ። የእደ ጥበብ ስራዎች ላይ ለምሳሌ በተለምዶ ሽመና ብለን የምንጠራዉ አለ። ሽመና የተለያዩ አልባሳትን ነጠላዎች በመስራት ለእኛ ያበረክቱልናል ማለት ነዉ።

መጽሄት እና ጋዜጣዎች ለምሳሌ ጋዜጣን ብንወስድ በራሪ ጽሁፎች የለት ተለት ክንውኖች አዳዲስ መረጃዎች እንድናይ ይጠቅሙናል ማለት ነው።

አርማ ማለት የአንድ ሃገር ወይንም ድርጅት ሊሆን ይችላል ዉክልና ማለት ያንን ነገር ይወክልልናል ውእይም ለዛ ተምሳሌት ይሆነናል ብለው የወከሉት ምልክት ማለት ነው።